ይህ በሃገራችን በቅርቡ የመጣ ሳፋሪኮም በመባል የሚታዎቅ፤ የሞባይል ጥቅል የኢንተርኔት እንዲሁም የተለያዩ ነገሮችን የምንጠቀምበት ፤ ከኢትዮ ቴሌኮም በተጨማሪ እንደ አማራጭ ሁኖ የመጣልን ፤ በጣም ጥሩ አገልግሎት ፣ፈጣን ኢንተርኔት የምናገኝበት ድርጅት ነዉ ።

ይቺ ቆንጆ ኢትዮጵያዊ ሴት ናት። በኢትዮጵያ ፀጉር አሰራር እና በባህላዊ ልብስ ያጌጤች ናት። እንዲያዉም በተለያዩ ማጌጫወች የመስቀል፣ የወርቅ፣ የጆሮ ጌጥ ቆንጆ እንዲያረጓት ያሉ የተጠቀመች ነች።

ዛጎል የእንዳለ ጌታ ከበደ መጽሐፍ ሲሆን በጣም ቆንጆና በሰወች ዘንድ ተወዳጂነትን ያገኘ ፣ ብዙ ማህበራዊ ጉዳዮች የተዳሰሱበት እና ለሶስተኛ ጊዜ የታተመ መጽሐፍ ነው ።

ይህ ባህላዊ የኢትዮጵያ ምግብ አገልግል ይባላል። የተለያዩ የምግብ አይነቶችን ፣ የተለያዩ ወጦችን አንድ ላይ አሰባስቦ የያዘ ፤ ሰዎች ሰብሰብ ብለው ምግብ ቤት ላይ ሂደው የሚመገቡት የምግብ አይነት ነው። ይህ ምግብ ሰዎች አንድ ላይ ተሰባስበው የሚመገቡት ስለሆነ በጣም ደስ ይላል።

ይህ ምስል የጀግናው አፄ ቴዎድሮስ ምስል ነው :: በጎንደር ከተማ ውስጥ ይገኛል :: አፄ ቴዎድሮስ የኢትዮጵያ ጀግና ወይም ኢትዮጵያን አንድ ለማድረግ የሰራ ታላቅ መሪ ነው :: ኢትዮጵያን ወደ ተሻለ ደረጃ ለማድረስ በህልም እና ምኞት የነበረው መሪ ነው ::

ይች ቆንጅየ ሴት የኢትዮ ቴሌኮም እንዲሁም በቴሌ ብር የምናገኘዉን የተሻለ አገልግሎት ለማስተዋወቅ የምናያት ናት፤ ኢትዮ ቴሌኮም ከ ዘጠና ዘጠኝ ብር ጀምሮ የተለያዩ የአየር ሰአት እና ጥቅል አማራጮችን አቅርቦልናል።

ምስሉ የሚያሳየው በሃገራችን በተለይ በጉራጌ ክልል የሚዘወተር ቆጮ፣ አይብ፣ ጎመን ፣ ክትፎ እንዲሁም እንጀራ አብሮ የቀረበበት የኢትዮጵያ ምግብ ነው።

ይህ በከተማ አካባቢ ለትራንስፖርትነት ከምንጠቀምባቸው የመገልገያ ተሽከርካሪዎች አንዱ ታክሲ ነው። ታክሲ በብዛት የተለያዩ ቦታዎችን በመጫን ለህዝቡ ቀላል ትራንስፖርት የሚሰጡ ስለሆኑ ተመራጭ ናቸው።

የምንመለከተው የጆሮ ጌጥ ነው የጆሮ ጌጥ በተለያየ አይነት አለባበስ እና ቀለም ለሴቶች የተለያየ ቁንጅናና ዉበት የሚሰጥልን ነው ፤ ጆሮ ጌጥ በተለያየ ነገር በብረትም፣ በወርቅም፣ በብርም፣ በተለያየ ነገር ሊሰራ ይችላል።

እኝህ እናቶች ተሰባስበዉ በአንድ ላይ ሁነዉ ቡና እየጠጡ ይገኛሉ፤ ከፊት ለፊታቸዉ ቁርስ እንዲሁም እና የመጠጫ የተለያዩ ነገሮች ለመጠጣት የሚያገለግሉ ኩባያዎች አሉዋቸዉ፤ እና ይህ የቡና መሰባሰብ በብዛት በኢትዮጵያ ዉስጥ ይታወቃል።

ይህ የመጻፊያ አይነት እስኪርብቶ ይባላል፡፡ እስኪርብቶ የተለያዩ ነገሮችን ለመጻፍ የምንጠቀምበት በትምህርት ቤት ፣ በስራ ቦታ ፣ በብዙ አካባቢ ልንገለገልበት የምንችል ሁሉንም አይነት ነገሮች ለመጻፍ የምጠቀምበት የመጻፊያ አይነት ነው፡፡

ይህ የልብስ ማጠቢያ መሳሪያ ነዉ። የልብስ ማጠቢያ ልብሳችንን እንዲሁም ሳሙና ዉኃ በመጨመር ብዙ ጉልበትን ሳናባክን ልብሳችንን በቶሎ አጥቦ እንዲሁም አድርቆ የሚያወጣልን መሳሪያ ነዉ።

ይቺ ሴት የኢትዮጵያ ዜጋ ሳትሆን የኢትዮጵያን ባህላዊ አለባበስ በመልበስ የሀገራችንን ባህል እያስተዋወቀች ያለች ነው:: በእጇ የያዘችው ደግሞ ቅል ይባላል :: በብዛት ኢትዮጵያውያን የተለያዩ ነገሮች ለማስቀመጫነት ይጠቀሙበታል ::

ይህ በአከባቢያችን ሊገኙ በሚችሉ በጣም ቀላል በሆኑ ነገሮች የተሰራ ቦርሳ ነው። ቦርሳዉም በብዛት ሴቶች የተለያዩ እቃዎችን ለመያዝ የሚቀሙበት ነው ፤ ይህ ቦርሳ በጣም ቀላል እና በትንሽ ዋጋ ልናገኘዉ የምንችለዉ ነው።

ምስሉ ላይ የምንመለከታቸው ሁለት መኪናዎች ፤ አንድኛዉ አፈሩን በመቆፈር እና በመዛቅ ወደ ጭነት መኪናዉ ላይ በማስተላለፍ ላይ ይገኛል፤ ይህንንም እይተጋገዙ አንድ አፈሩን ሲቆፍር አንዱ ደሞ አፈሩን ወደ ሌላ ቦታ ለማድረስ የተዘጋጁ መኪናዎች ናቸዉ።

በምስሉ ላይ የምናያቸው አነስተኛ ጀልባዎችን ሲሆን በውሃ ላይ በመንሳፈፍ ሰወችን፣ እቃዎችንና ሌሎች ነገሮችን ከቦታ ቦታ ያመላልሳሉ።

ይህ ባሕላዊ የሽመና ስራ ነው ። በምስሉ ላይ የምንመለከተው ወንድማችን የሽመና ስራ እየሰራ ይገኛል ። የሽመና ስራ በኢትዮጵያ ለረጅም ጊዜ የቆየ ነው።

ይህ በተለየ ጌጥ የተለየ እቃን በመጠቀም የተለያዩ ነገሮችን በመጠቀም የቤት ዉስጥ አምፖሎችን ለማሳመር የምንጠቀምባቸዉ ናቸዉ። እነዚህን የተለየ ዉበትና ገፅታን እንዲኖረዉ ያደርጋሉ።

ይህ በዘመናዊ ማረሻ ትራክተር ይባላል፡፡ ትራክተር እርሻን በተቀላጠፈ እና ባማረ መልኩ እንዲሁም በደምብ አርጎ በማረስ ይታወቃል፡፡ ይህም የሰውን ጉልበት እና ጊዜ በእጅጉ የሚቀንስ እና ስራንም በደምብ የሚያቀላጥፍ ነው፡፡

በምስሉ ላይ የምንመለከታቸው ሰዎች እህላቸውን እያበራዩ ወይም እያናፈሱ ይገኛሉ ።ይህም በሀገራችን በባህላዊ መንገድ እህል ከሚሰበሰብበት ወይም ከሚወቃበቸው መንገዶች አንዱ ነው። ይህ ቀደምት እና ሁልጊዜ የሚደረግ ተግባር ነው ።

መረቅ ከአዳም ረታ ስራዎች ዉስጥ በጣም ቆጆ ተወዳጅ ብዙ አንባቢያንን ያገኘ መፅሀፍ ነዉ። ምረቅ በጣም የሚያዝናና አዳም ረታም በጣም ቆንጆ ፀኃፊ በጣም በተለያዩ ጉዳዮች ዙሪያ ለተለያየ ፁሁፍን ያቀረበ እጅግ ተወዳጅ ፀኃፍት ነዉ።

እነዚህ ሰዎች ቁጭ ብለው ምግብ እየተመገቡ ያሳያል። ይህ ምግብ ቤት የተለያዩ አገልግሎቶችን ይሰጣል። ሰዎችም በተለያየ ጊዜ ምግቦችን እያዘዙ መመገብ የሚችሉ ሲሆን ይሄም የተለየና ቆንጆ ጊዜ እንዲያልፍ ያደርጋል።

ጥርሳችን በተለያየ ምክንያት ሲጎዳ ፣ የአበቃቀል ችግር ሲኖርበት እና ወጣ ገባ ያለ ጥርስ ሲኖረን ሊያስተካክልልን የሚችለው ብሬስ ጥርስ ማስተካከያ ሲሆን፤ ብሬስ ቆንጆ የሆነ ጥርስ እንዲኖረን የሚያደርግ መሳሪያ ነው።

ይህ የጌጣጌት አይነት ይጣት ቀለበት የሚባል ሲሆን፤ የጣት ቀለበት በተለያየ አይነት የሚሰራ ነው። በተለያየ ማእድናት ማለትም በወርቅ፣ በአልማዝ ፣ በብርና በሌሎችም የሚሰራ ሲሆን፤ የጣት ቀለበት የተለያዩ ቃልኪዳኖችን ለመግባትና ለማጌጫነት ያገለግላል።

ይህ በጣም የሚያምር፣ ለስላሳ፣ ቆንጆ እና ረጂም ጸጉር ሲሆን በሚያምር ሁኔታና ቁጥርጥር የተሰራ እንዲሁም በእንክብካቤ የተያዘ በታም የሚያምር ጸጉር ነው።

ይህ ቦታ ኢትዮጵያ ከጣልያን ጋር ግጭት ውስጥ እንድትገባ፤ የአድዋ ጦርነት መንስኤ የሆነው የውጫሌ ውል አንቀጽ አስራሰባት የተዋዋሉበት ቦታ ነው። ይህ ቦታ በጣም ታሪካዊ ቦታ ነው ።ኢትዮጵያውያን በዚህ ውል አንገዛም በማለት ሀገራቸውን ከጠላት፣ ከወራሪ አድነዋል።

እነዚህ በሃገር ባህል ያሸበረቁ ልጃገረዶች ናቸው ። በኢትዮጵያ ባህል ጥጥ ለልብስ መስሪያነት ወይም ለሌላ ብዙ አገልግሎት ይውላል ልጃገረዶቹም ጥጥ በመፍተል ላይ ናቸው ። ጥጥን ለብዙ ነገር መጠቀም ይቻላል ። ኢትዮጵያን በብዛት እንጠቀምበታለን።

ይህ በጣም ተፈጥሮን እንድናደንቅ የሚያደርገን በአረንጓዴ ዛፎች ፣ ሳሮች ፣ ልምላሜው በጣም የሚያምር ቆንጆ ፈረስ ደሞ አካባቢውን ፣ ተፈጥሮን ተጠቅሞ አረንጓዴውን ሳር እየጋጠች የሚገኙበት በጣም የሚያምር ለ አይን እጅግ የሚማርክ ቦታ ነው።

በምስሉ ላይ የምንመለከታቸው የአማራ ክልል ርዕሰ መስተዳድር አቶ አገኘሁ ተሻገር ይባላሉ ፤ አቶ አገኘሁ ተሻገር የክልሉን ሰላም እና ጸጥታ ለማስጠበቅ ያላለሰለሰ ድርሻ የሚወጡ ፥ ሀገር ወዳድ እና ለህዝቡም ታማኝ መሪ ናቸው።

ይህ የፍራፍሬ አይነት ማንጎ ይባላል። ማንጎ በሃገራችን በተለያዩ አካባቢዎች የተለያዩ የማንጎ አይነቶች ይበቅላሉ። ማንጎ ለሰው ልጆች በጣም ጠቃሚ የፍራፍሬ አይነት ነው። በብዛትም በሃገራችን የሚገኝ የፍራፍሬ አይነት ነው።

ይህ በአማረ ዲዛይን በተለየ ገፅታ የተሰራ በተለያዩ ስዕሎች ያጌጠ በመስቀሎች እንዲሁም በተለያዩ ነገሮች ያጌጠ የክርስትና እምነት ተከታዮች ፀሎት ቦታ ቤተክርስቲያን ነዉ።

ይህ የተክል አይነት ፅድ ይባላል። ፅድ በአገራችን በተለያዩ አካባቢዎች በብዛት ይበቅላል። ፅድን ለተለያዩ አገልግሎቶች የፅድ እንጨት ለተለያዩ አገልግሎቶች ይዉላል፤ በተለይ ለጣዉላ በጣዉላ ለሚሰሩ ነገሮች ለአልጋ ለቁም ሳጥን እና ለተለያዩ ነገሮች እንጠቀምበታለን።

ይህ መጽሃፍ በሀገራችን ጸሀፊ የተጻፈ፣ አለማወቅ የሚል ርእስ የተሰጠዉ በጣም ድንቅና ቆንጆ ይዘት ያለው መጽሀፍ ነው ፤ ብናነበዉ የተለየ እዉቀት እና ችሎታ የምናገኝበት ከተለያየ አቅጣጫ ታይቶ የተጻፈ ቆንጆ መጽሃፍ ነው።

ቶሞካ ቡና በ በኢትዮጵያ በጣም ቀዳሚ፣ ተወዳጅ፣ ቆንጆ ቡናን በማቅረብ የሚታወቅ አንጋፋ ተቋም ነው። የኢትዮጵያን ቡና በማስተዋወቅ ወደር አይገኝለትም። የሚያቀርባቸውም ቡናዎች በጣም ጣእም ያላቸው ቡናዎች ናቸው።

ይህ ባህላዊ ነገርን ሊያንጸባርቅ የሚችል ፤ በኢትዮጵያ ዉስጥ ስፌት በመባል የሚታወቅ አሁን ደሞ በተለያየ ነገር እይተጠቀምንበት እንገኛለን ይህ እንደ ጠረጴዛነት የተጠቀምነው በስፌት እና እንጨትን በመጠቀም የተሰራ ለቤት ልዩ ገጽታን የሚሰጥ እቃ ነው።

ኢትዮቴሌኮም በኢትዮጵያ አንጋፋ ተቋም ሲሆን በቴሌብር በመጠቀም የተለያዩ የአየር ስዓቶችን ፣ የኢንተርኔት ሜጋ ጥቅሎችን በተለያዩ አማራጮች ለመግዛት የሚያገለግለን ፣ ከስድስት መቶ አምሳ ብር ጀምሮ " ዋይፋይ " በቤታችን ማስገባት የሚያስችለን ተቋም ነው ።

ገበሬዎች በሬዎችን በመጠቀም ክምራቸውን እያስወቁ ይገኛሉ። ኢትዮጵያ በብዛት በባህላዊ መንገድ ውቂያ ስለሚደረግ በሰው ልጅ የማይቻለውን በሬዎችን በማዞር እና አብረው በማገዝ ይታወቃሉ ። በሬዎችም ከማረስ በተጨማሪ በመውቃት ይታወቃሉ።

አቶ ሰውነት ቢሻው ይባላሉ። የኢትዮጵያ ብሄራዊ ቡድን አሰልጣኝ ነበሩ። አቶ ሰውነት ቢሻው ከ ሰላሳ አመት በኋላ ኢትዮጵያን ራሳ ወደጀመረችው የአፍሪካ

ይች ቆንጂየ በኢትዮጵያ ሀገር ልብስ ያሸበረቀች፣ ቆንጆ ሁና ያጌጠች፣ ወጣት ነች ፤ እንዲሁም በጅ የኢትዮጵያን ባሕላዊ መጠጥ የሆነዉን ጠጅ በብርሌ ይዛለች በጣም ታምራለች።

ይህ በብዛት ሴቶች የሚይዙት ፤ የተለያየ እቃ የሚያዝበት ፖርሳ ሲሆን ፤ ፖርሳ በብዙ ነገሮች ሊሰራ ይችላል። ለምሳሌ:- ብቆዳ፣ በጫርቅ እና በሃር እና በተለያዩ ነገሮች ሊሰራ የሚችል ሲሆን ብዙ ሴቶች ከእቃ መያዣነት ባሻገር ለመዘነጫነት ይጠቀሙበታል።

ይህ የኢትዮጵያ ባህላዊ ምግብ ነው ፤ አይነት በመባል ይታወቃል ፤ በብዛት በክርስትና እምነት ተከታዮች የጾም ወቅት በብዛት በየአካባቢው የሚገኝ የተለያዩ የወጥ፣ የአትክልት አይነቶች የሚገኙበት ቆንጆ እና ጣፋጭ ምግብ ነው።

ይህ ኮንቲነር ይባላል። ኮንቲነሩ የሚያገለግለው ከውጭ ሃገር ወይም ከወደብ ሃገሮች ወደ ኢትዮጵያ የተለያዩ እቃዎችን ለማስገባት የምንጠቀምበት ኮንቲነር ነው ። ይህ ኮንቲነር በጭነት መኪናዎች ላይ ተጭኖ ወደ ተለያዩ የሃገራችን ክፍሎች የተለያዩ እቃዎችን ይዞ በመዘዋወር ይታወቃል ።

ይህች በመኪና የተጨናነቀች ከተማ ፤ እጅግ በጣም ብዙ የትራፊክ ፍሰት ያለባት፣ የሰዉ እንቅስቃሴም በርከት ብሎ የሚታይባት፣ ለንግድ እንቅስቃሴ አመች እና ቀልጣፋ አገልግሎት የምትሰጥ፣ ብዙ የንግድ ፍሰትም የሚታይባት ከተማ ናት።

እንጀራ በኢትዮጵያ ሃገራችን ባህላዊ ምግባችን ሲሆን ፤ በምስሉ ላይ ደግሞ በወጥና አትክልቶች አሸብርቆ ቀርቧል። በብዛት ኢትዮጵያዊያን ከምንመገባቸው ምግቦች ዋነኛውና ተዎዳጁ የኢትዮጵያ ምግብ ነው።

ይህ ወጣት የልብስ ስፌት እየሰፋ ይገኛል ፤ የሚሰፋዉም የተለያዩ ልብሶችን ነው ፣ የተለያዩ ድዛይን ያላቸዉን ልብሶች በመስፋት ያቀርባል ፤ የልብስ ስፌት ማሽኑን በመጠቀም ብዙ ነገር መስራት ይቻላል።

ይህ በእንክብካቤ የተያዘ በጣም የሚያምር ረዥም ብዙ ለስላሳ በጣም ቆንጆ ፀጉር ነዉ። ይህ ፀጉር በጣም የሚያምር ነዉ ! በተለይ አሁን ላይ ቆንጆ አርጎ ተይዞ የተለያየ ዉበትን በሚጨምሩ ማስያዣዎች ሲያዝ በጣም ያምራል።

ይህ ማራጋቢያ በመባል የሚታወቅ ፤ ከተለያዩ የሳር አይነት የሚሰራ፣ በተለምዶ እሳት ለማራገብ እና ለማፍገግ የምንጠቀምበት በሳር የሚሰራ ማራገቢያ ፤ ሰፋ ብሎ ሲሰራም ለእንጀራ ማዉጫነት የምንጠቀመው ነው።

ይህ የአንበሳ ኢንተርናሽናል ባንክ አርማ ነዉ። በምስሉ ላይ የምናየዉ እንደ ስሙ አንበሳ ነዉ። አርማዉ በመሀል ላይ የምናየዉ አንበሳ ኢንተርናሽናል ባንክ በኢትዮጵያ ለረዥም ጊዜ አገልግሎት ሲሰጥ የምናዉቀዉ እና በትጋቱም አንደኛ የሆነ ባንክ ነዉ።

አካፋ የተለያዩ ነገሮችን ለማንሳት ጭቃዎችን ለማቡካት የተለያየን ነገር ለማደባለቅ የምንጠቀምበት መሳሪያ ነዉ። በብዛት ከእንጨት እና ከብረት እንዲሁም ከብረት እና ከብረት አብሮ እጀታዉም ብረት ሆኖ የሚሰራ መሳሪያ ነዉ።

ይህ ስፍራ ልጆች ሳንቲም በመጠቀም የሚጫወቱት የመጫወቻ ስፍራ ነው ፤ ይህ የመጫወቻ ስፍራ ልጆች በጣም ሊዝናኑበት፣ ሊደሰቱበት፣ የተለያዩ የመጫወቻ አይነቶችን እየቀያየሩ የሚጫወቱበት፣ በቀላል ሳንቲም ብዙ ደስታን የሚያገኙበት ቦታ ነው።

ይህ ቤተክርስቲያን የክርስትና እምነት ተከታዮች የሃይማኖቱን ተግባራት የሚከውኑበት ፣ መተው የሚሰግዱበት፣ የሚጸልዩበት ፣ የተለያዩ ክብረ በአላትን የሚያካሂዱበት የቤተክርቲያን ወይም የእምነት ቦታ ነው።

ይህ ባህላዊ አለባበስ የአገዉ ባህላዊ አለባበስን ያመላክታል ፤ እናቶች ጥላቸውን ይዘው፣ አባቶችም እንደዚሁ ባህላዊ አለባበስ አምረዉ፣ ተጊጠዉ የሚታዩበት በጣም ቆንጆ የባህል አለባበስ አይነት ነው።

ይህ የአማራ ክልል ፖሊስ ኮሚሽን አርማ ነው ፤ በአርማው ላይ የምንመከታት ወፍ እና ሚዛን በሚዛናዊነት እና በፍትሃዊነት ህዝብን የሚያገለግል ጠንካራ ተቋም ነው ፤ ሰላም በማስከበርም ቀዳሚ እና ጠንካራ ተቋም ነው።

ይህ በሃገራችን ኢትዮጵያ የሚገኝ ሰፊና በጣም የሚያምር በጣም ብዙ ቦታዎችን የሸፈነ ቆንጆ ማሳ ነው።

የኢትዮጵያ ባህላዊ እህል አሰባሰብ ዘዴ ነው። ማበራየት ወይም እህል መውቃት ይባላል። ይህ በብዛት በሃገራችን እህል የሚሰበሰብበት ዘዴ ነው።

ሻይ በብዛት ሀገራችን ዉስጥ ትኩስ መጠጥነት የምንጠቀመው የመጠጥ አይነት ነው ፤ ሻይ በተለያየ ነገር በዳቦ፣ በሁሉም አይነት ምግቦች ጋር አብረን መመገብ፣ በትኩስ መጠጥነት፣ ለመዝናናት፣ ለመጫወትም ስንፈልግ ሻይን እንደ ማጫወቻ ወይንም አብሮ እንደሚቀርብ ነገር ማድረግም እንቺላለን።

እነዚህ በጣዉላ በስራ ላይ የተሰማሩ ወጣቶች ናቸዉ። የተለያዩ ቅርፅ በመስጠት አልጋዎችን፣ ሶፋ፣ ቁም ሳጥን እና የተለያዩ የሆኑ የቤት ዉስጥ መገልገያ እንዲሁም ለቢሮ መቀመጫ የሚሆኑ ወንበሮችን የሚሰሩ ወጣቶች ናቸዉ።

ይህ ዜና በአሚኮ የቀረበ ፤ ትምህርት ቤቶችን የማዘመን ሁኔታ እንዴት ይታያል ብሎ ያቀረበው ዘገባ ነው። ይሄም ትምህርት ቤቶችን በዲጂታል እና መደበኛ ቤተ መጽሃፍትን አሟልቶ ለተማሪዎች ማቅረባቸውን የሚያሳይ ዘገባ ነው።

ይህ የጸጉር አቆራረጥ ወንዶች በብዛት የሚቆረጡት ፍሬዝ ለማድረግ ጸጉራቸዉን የሚጠቀሙት በተለያየ ቅርጽ ተቆርጠዉ ቆንጆ እና የተዋቡ ለመሆን የሚያደርጉት የጸጉር አይነት ነው ፤ ይህን ጸጉር ፤ ጸጉርቤት ሄደዉ ይቆረጡታል።

ይህ የተለያዩ የዱቂት ግባቶችን በመጠቀም የተለያየ ማጣፈጫዎች በመጠቀም የተጋገር ዳቦ ነው። ዳቦ በስፋት ለምግብነት የምንጠቀምበት የምግብ አይነት ነው። ዳቦን በተለያየ ነገር መመገብ ይቻላል። በብዛትም በቤት ውስጥ ይዘጋጃል።

ምስሉ ላይ የምንመለከታቸው የእስልምና ተከታዮች ናቸው። እኚህ በእስልምና ሃይማኖት ጀለቢያ ተብሎ በሚጠራው ልብስ አምረው እና አሸብርቀው በአንድ ላይ ተሰብስበው በአንድ ላይ ተሰብስበው ነው ምንመለከታቸው። ይሄም ለተለያየ ፕሮግራም ሊሆን ይችላል የተሰበሰቡጥ

ይህ መንደር የኢንዱስትሪ ፓርክ መንደር ነው። መኪናው ደሞ የእሳት ማጥፊያ መኪና ነው። በዛው አካባቢ ለሚከሰተው እሳት ለማጥፋት በቋሚነት የተቀመጠ መኪና ነው።

በምስሉ ላይ የምነመለከተው በባህላዊ መንገድ እርሻ ሲታረስ ነው። እርሻ በባህላዊ መንገድ ኢትዮጲያ ውስጥ በሬዎችን በማሰር የሚታረስ ሲሆን ይሄም የተለመደ እና ከጥንት ጀምሮ ሲደረግ የነበረ የአስተራረስ ዘዴ ነው።

ይህ ቦታ በጣም የሚያምር እይታው፣ በጣም ቆንጆ የሆነ ወንዙ የዉሃዉ ጨረር በጣም ያምራል ፤ አረንጓዴ ቦታዎችም ለመናፈሻነት ወይም ቁጭ ብሎ ለማሳለፍ የተለያየ ስውጋ ብዙ ጊዜ ለመዉሰድ የሚያገለግል በጣም የሚያምር ቦታ ነው።

ይህ ቤቶች በጣም ባማረ እና በተዋበ መልኩ እና ለሰው ልጅ መኖሪያ በጣም ምቹ ሆነው የተሰሩ የመኖሪያ መንደሮች ናቸው። በሃገራችን በስፋት የሚገኙ ሲሆን የሰው ልጅ ምን ልስራ ሳይል የሚኖርባቸው የመኖሪያ መንደሮች ናቸው።

ይህ ማብሰያ ምድጃ ይባላል። ይህ ምድጃ በዘመናዊ መልኩ የተሰራ የሙቀቱን መጠን እንደፈለግን የምንጨምር የምንቀንስበት እጅግ ዘመናዊ ሆኖ የተሰራ፤ የማንደጃ እቃ ወይንም እስቶቭ ይባላል።

በምስሉ ላይ የምንመለከታቸው ሰዎች ሰብሰብ ብለው ቡና የመጠጣት ስረአትን እያካሀዱ ነው። የምናያት ደሞ ፈገግታዋ የሚያምር ልጅ ቡና እየቀዳችላቸው ይገኛል። ይህ በሃገራችን እጅግ በጣም የተለመደ የቡና ስረአት ነው።

ይህ የግብርና ስራ ነው። ይህ የግብርና ስራ በመስመር የመዝራት ስራ ነው። ይሄም በጣም ጥሩ ምርት እንዲገኝ ፣ በሄክታር በጣም ብዙ ኩንታል እንድናገኝ የሚያስችል በስርአት የተዘራ ቆንጆ የዘር ማሳ ነው።

ይህ ማሽን የገበሬዎችን ስራ የሚያቀል፣ አጭዶና ወቅቶ ምርቱን ለገበሬዎች የሚያስረክብ እጅግ በጣም ስራን የሚያቀላጥፍ ዘመናዊ መሳሪያ ነው። እህልም እንዳይባክን የሚያደርግ እጅግ በጣም ተወዳጅ መሳሪያ ነው።

ይህ በምስሉ ላይ የምንመለከትው ጠጅ ይባላል። ጠጅ ደሞ ከኢትዮጲያ ባህላዊ መጠጦች መካከል አንዱ ነው። መያዣዋ ብርጭኮ ደሞ ብርሌ ትባላለች። አባቶች ደግሞ በብዛት በኢትዮጲያ ባህል ሰብሰብ ብሎ የመጠጣት ነገር አለ። እሱን የሚያመለክት ነው።

ይህ ሴቶች ለመዋቢነት የሚጠቀሙት የቦለቂያ ወይም የወይባ ጭስ ይባላል። የወይባ ጭስ በሀገራችን በወሎ አካባቢ እጅግ በጣም የተለመደ ነው። ለወገብ ህመም ለወለዱ ሴቶች በጣም ጥሩና በጣም አስፈላጊ ነገር ነው።

ይህ በምስሉ ላይ የምታዩት መሳሪያ የተለያዩ ፎቶዎችን እንዲሁም ጽሁፎችን እንዲሁም የተለያዩ ቀለሞችን ያሸበረቁ ነገሮችን በማተም ለተለያዩ አገልግሎት ለማስታወቂያ ለብዙ ነገር የምንጠቀምበት

ይች የአዋፍ ዝርያ በጣም በማንቁርቷ በጣም የተለዬች ከለሯም ከሌሎች በጣም የምታምር የአዋፍ ዘር ናት። ያሏት ክንፎቿ የተለዬ ገፅታ ሰተዋታል። የአፏ ማንቁርትም የተለዬ አድርጓታል ከሌሎች።

ይህ ክራር በመባል የሚታወቅ መሳሪያ የባህላዊ ሙዚቃ መጫወቻ መሳሪያ ነው። ከተለያዩ እቃዎች ከክር፣ ከእንጨት፣ ከቆዳ እነዚህን በማጣመር የሚሰራ የባህላዊ የሙዚቃ መጫዎቻ መሳሪያ ነው።

ይህ ዶሮ የማምረት ስራ ነው። ጫጩቶችን በማሳደግ ዶሮዎችን ለተለያየ አገልግሎት እንድሁም እንቁላል እንድሁም የስጋ ዶሮዎችን ለማምረት የምንጠቀምበት ነው። ይህም የተለየ ጽዳትና ጥንቃቄ የሚፈልግ ቦታ ነው።

ይህ ጌጥ በጣም በቀላሉ ልንሰራው የምንችለው በቤታችን ራሳችን ልናዘጋጀው የምንችለው ለተለያዩ ዝግጅቶች እንዲሁም የቀለበት ፕሮግራም ሲኖረን በቀላሉ እና በትንሹ ወጭ ልናዘጋጀው የምንችለው ንፋፊቶችን እና የተለያዩ ትንንሽየ የማስጌጫ እቃዎችን በመጠቀም የምንሰራው ነው።

ይህ በጣም የሚያምር ከእንጨት ከእስፖንጅ የተሰራ እንድሁም ባማረ ጨርቅ የተዋበ የሶፋ አይነት ነዉ። ለቤት በጣም የተለየ ግርማ ሞገስን የሚሰጥ ለቢሮም ቢሆን በጣም የሚያምርና የሚመች የእንጨት ስራና ውጤት ነው።

ይህ በሀገራችን ሊጎበኝ የሚገባ በጣም ጥቅጥቅ ያለ ደን ነው። በውስጡም የተለያዩ አዕዋፋት አራዊቶችና የተለያዩ እንስሳት ይገኛሉ። ይህ ቦታ በጣም ቆንጆና ያማረ መንፈስን ለማደስ የሚያግዝ አረንጓዴ እና ነፋሻማ ቦታ ነው።

ይህ ቦታን የማስዋብ ወይ የማስጌጥ ስራ ነው ይህ ስራ ለተለያዩ ፕሮግራሞች ለሰርግ ሊሆን ይችላል ለልደት ለቀለበት ለኒካ ለተለያዩ አገልግሎቶች የሚውል ፕሮግራም የማስዋብ ወይም የማስጌጥ ስራ ነው።

ይህ በባህርዳር የሚገኝ ቅዱስ ጊወርጊስ ቤተሰብ ክርስቲያን ነው። በባህርዳር ከሚገኙ በርካታ አቢያተ ክርስቲያኖች ውሰጥ መሀል ከተማ ላይ የሚገኝ ቤተክርስቲያን ነው። ይህ ቤተ ክርስቲያን በየአመቱ የተለያዩ ባዕላት የሚከበርበት ቦታው ነው።

ይህ በምስሉ ላይ የምንመለከተው በቤታችን በቀላሉ ልናዘጋጀው የምንችለው ለቁርስ ወይም ደግሞ ለመቅሰስ እንድሁም ለልጆች የምሳ እቃ ለመቋጠር ቀላል የሆነ የቂጣ አይነት ነው። ይህ ቂጣ ከተለያዩ ዱቄቶች ማዘጋጀት እንችላለን።

ይህ በቤት ውስጥ ከምንገለገልባቸው ለጽዳት እቃዎች ከምንጠቀምባቸው አንዱ የሆነው መጥረጊያ ነው። ይህ መጥረጊያ የቁም መጥረጊያ ይባላል። ይህ የቁም መጥረጊያ ቆመን ጎንበስ ሳንል በቀላሉ ቤታችን ለማጽዳት ያስችለናል;

በምስሉ ላይ የምንመለከታቸው ተሽከርካሪዎች የህዝብ ማመላለሻ ተሽከርካሪዎች ናቸው እነዚህ ተሽከርካሪዎች ህዝብን ከአንድ ሀገር ወደ ሌላ ሀገር በማመላለስ የትራንስፖርት አገልግሎት ቀልጣፋና ቀላል እንዲሆን አድርገዋል። ይህም ለህዝቡ ምቹ አገልግሎት እንዲያገኝ ከፍተኛ እድል ፈጥረዋል።

ይህ በምህረት ደበበ ገብረጻድቅ ተጽፎ በ2007 ዓ.ም ለአንባቢያን የቀረበ ሌላ ሰው የተሰኘ መጽሐፍ ነው። መጽሐፉ በውስጡ ቆንጆና የተለየ ታሪክ ያለው ለአንባቢያን ልብን ሰብሮ የሚቆይ ልዩ መጽሐፍ ነው።

ይህ በባህላዊ መንገድ የተሰራ የመሻገሪያ ገመድ ነው። ይህ ገመድ በጣም አስፈሪ እና አደገኛ ነው። ድፍረትና ጥንቃቄ ይፈልጋል። ከአንድ ጫፍ ወደ ሌላ ጫፍ ውሃውን ወይም ደግሞ ወንዙን ለመሻገር የምንጠቀምበት ነው።

ይህ የአዲስ አበባ ሳይንስና ቴክኖሎጂ የዓርማ ነው። የአዲስ አበባ ሳይንትና ቴክኖሎጂ የተመሰረተው በ 2011 ዓ.ም ነው። የሚያስተምራቸው የትምህርት ዓይነቶችን በቴክኖሎጂ ዙሪያ ያሉ የትምህርት ዘርፎችን ነው።

በምስሉ ላይ የምንመለከተው ስጋ ነው። ስጋ በሀገራችን በተለያዩ አካባቢዎች በአንድ ላይ ወይም በማህበር ሁኖ ይታረዳል። እና ቅርጫ ይባላል የሚከፋፈሉበት ስነስርዓት ነው። ይህም እየተቃረጠ ይገኛል።

ልጆች በአንድ መጫወቻ ስፍራ ሰብሰብ ብለው እየተጫዎቱ ይገኛሉ። እነዚህም ልጆች የተለያዩ ጨዋታዎችን በመጨፈር በመደነስና በመዘመር የሚጫዎቱበት አካባቢ ነው። ጽዱና ደስ የሚል አረንጓዴ ስፍራ ነው።

ይህ የአትክልት ዘር ጎመን በመባል ይታወቃል። ጎመን በስፋት በመመረት እንዲሁም በቀላሉ እግቢያችን ውስጥ አምርተን ልንጠቀመው የምንችለው እጅግ በጣም ጤናማ የሆነ አመጋገብ እንዲኖረን ከሚያደርጉን የአትክልት አይነቶች አንዱ ነው።

ይህ ታዋቂ ኢትዮጵያን በተለያዩ የስልጣን እርከኖች እያገለገለ የሚገኝ በአማራ ክልል በፕሬዚዳንት ያገለገለን እንዲሁም የኢትዮጵያ ሳይንስና ቴክኖሎጂን በበላይነት ሲመራ የነበረ በጣም ታዋቂ ጎበዝ እና ለሀገሩ የማይተኛ ሰው ነው።

ይህ በአማራ እና በትግራይ ክልል ውስጥ የሚገኝ የባህላዊ ጭፈራ አይነት ነው። አሽዬ ሻደይ እና ሶለል ይባላል። ሴቶች በተለያየ ነገር አምረው አጊጠው የሚጫወቱት የጭፈራ አይነት ነው። ይህም ለሴቶች ብቻ የተሰጠ ልዩ ቀን ነው።

ይች ቆንጅየ ወጣት የኢትዮጵያን ባህላዊ ልብስ ለብሳ እያሳየች ይገኛል። ይች ወጣት በጣም ታምራለች አለባበሷ በብዛት ወደ ጎንደር የሚለብሰውን የልብስ አይነት ነው የለበሰችው በጣም ያምራል የጸጉር ስራዋም ሁሉ ነገሯ የባህላዊ ነገርን ያመለክታል።

እነዚህ ባለ አራት እግር ተሽከርካሪ ናቸው። በአዲስ መልክ የመጡ መሽከርካሪዎች ናቸው። አነስተኛ ሆነው ግን በተለያየ ቦታ በታክሲነት የሚያደርግሉ በጣም ፈጣንና ቆንጆ የመኪና አይነቶች ናቸው። ቀላልም ስለሆኑ ጥሩ ናቸው።

በምስሉ ላይ የምንመለከተው በሃይማኖት ደረጃ የሚጋቡ ጥንዶችን ነው። እነዚህ ጥንዶች ቃልኪዳናቸውን የሚገቡት በቤተክርስቲያን ነው። ወይም በእምነቱ አባቶች ፊት ነው። ይህም ጸንተው እንድቆዩ ይረዳቸዋል።

ሀሰተኛ መጻፍ አለማየሁ ገላጋይ ስራዎች ውስጥ ተወዳጁ ስራው ሐሰተኛው ለሁለተኛ እትም መጻፍ ነው። ይሄ የሁለተኛው በጣም ቆንጆ ያለው ደስ የሚል መጽሐፍ ነው። ብታነቡት ትውዱታላችሁ።

በምስሉ ላይ የምንመለከታት ሴት በሀገር ልብስ አምራና ተውባ የኢትዮጵያን ባህል ሊያሳይ በሚችል የቡና ማፍላት ስነስርዓት ቡና እያፈላች ትገኛለች። ይህም በጣም ያማረና ቆንጆ የቡና ስነስርአት ነው። ይህም በሀገራችን በጣም የተለመደ ነው።

የምናየው ፈትል የሀገራዊ አልባሳት ወይንም ባህላዊ ኢትዮጵያ ልብስ ለመስራት የምናጠቀመበት ነው። አረንጓዴ ቀይ ቢጫ እንዲሁም ነጭ መድብ የተንፀባረቀ ለቀሚስ ለሱሪ በተለያየ አይነት ነገር አርጎ ማግኘት ወይንም ለባህላዊ ልብስነት ያገለግላል።

በሀገራችን አንንጋፋ በጣም ታዋቂ ለህብረተሰቡ ቀላል ፣ምቹ እና ፈጣን አግልግሎት በመስጠት የሚገኝ ገንዘብ ከአንዱ ባንክ ወደ አንዱ ባንክ እንዲሁም ከውጭ ሀገር የሚላክንን ገንዘብ በቀላሉ ለመቀበል የሚያስችለን የብርሀን ባንክ ነው።

እች ቆንጆ ሴት በጣም የሚያምር ፀጉር ስሬት ተሰርታ ነው የምናያት። ይህንንም የፀጉር ስራ ሴቶች በተለያየ ቀናት ለሰርግ ፣ለክርስትና እንዲሁም ለበአላት የሚሰሩት ያማረ ፣በጣም ቆንጆ የፀጉር ስራ አይነት ነው ።

በምስሉ ላይ የምንመልከታት ሴት በሃገር ባህል ልብስ፣ ጸጉር አሰራር ፣ የአንገት ጌጥ በጣም ቆንጆ ሁና ተዉባ የሀገሯን ባህል እያስተዋወቀች ትገኛለች። ይህም በስፋት በተለያዩ የጎንደር አካባቢዎች የተለመደ ሲስተም ነው።

ይህ በጣም ያማረ የተዋበ በጣም ግዙፍ ህንጻ የሆቴል አገልግሎት የሚሰጥበት በውስጡ የተለያዩ አገልግሎቶችን የምግብ የመጠጥ የመኝታ የመሰብሰቢያ አዳራሾችን ያሟላ በጣም ቆንጆ ሆቴል ነው።

ይህ መኖርያ ቤት በጣም ሰፊ እጅግ ውብ ፅዲት ያለ ለመኖር ምቹ በጣም ሰፊ ነው። አካባቢውም በጣም ጥዱ ነው። የተለያዩ ክፍሎች ስላሉት በጣም ሰው ሊያስተናግድ ይችላል። በጣም ያማረ የተዋበና ቆንጆ ቤት ነው።

ይህ ዘፋኝ የተለያዩ የብሔር ብሔሮቹ ሙዚቃዎቹ በመጫወት ይታወቃል። በተለያዩ ብሔር ብሔረሰብ አለባበስ ጭፈራዎች የተዋቡ የተለያዩ ሙዚቃዎችን የሚያወጣ በብዛት በኢትዮጵያ በሙሉ ኢትዮጵያውያን ተደማጭ የሆነ ሙዚቀኛ ነው።

ፋሲል ከነማ የስፖርት ክለብ በሀገራችን ቀደምትና ታዋቂ ከሆኑት የእግር ኳስ ክለቦች ውስጥ አንዱ ነው። ፋሲል ከነማ የስፖርት ክለብ መቀመጫውን በጎንደር ከተማ ያደረገ በጣም ትልቅ እና አንጋፋ የኢትዮጵያ ፕሪሜርሊግ እስከ መብላት የደረሰ ትልቅ ቡድን ነው።

አልሚ ምርቶች የተለያዩ ምርቶችን ዳቦ ቆሎ፣ ቆሎ ፣ የገብስ ቆሎ፣ ሽሮ፣ በርበሬ በማቅረብ የሚያወቅ በጣም በጥራቱ የሚታወቅ የታወቀ እጂግ ተወዳጅ በርበሬም፣ ቆሎም ፣ ሽሮም፣ ብዙ ነገር የሚያቀርብ ነው።

ይህ የላሊበላ ውቅር አብያተ ክርስቲያን ነው። በወሎ በላሊበላ ከተማ ይገኛል። በጣም ታሪካዊ ከአንድ ድንጋይ ተፈልፍሎ የተሰራ ውቅር አብያተ ክርስቲያን እጅግ በጣም ጥንታዊና ታሪካዊ ቦታ ነው።

ይህ የእነዚህ የምናያቸው ወጣቶች የተለያዩ ጭኖቶችን ከመኪናዎች ወደ መጋዘን በመውሰድ የሚተዳደሩ ናቸው። እነዚህ ወጣቶች በተለያየ ጊዜ የተለያየ ቦታ በመሄድ በተለያየ አካባቢ የሚመጡ ጭነቶችን በማውረድ ወደ መጋዘን በመውሰድ ይተዳደራሉ።

እነዚህ በጣም ቆንጆ የተዋቡ ሴቶች በኢትዮጵያ ባህላዊ ልብስ አጊጠው የተለያዩ ፋሽኖችን እያሳዩ ይገኛሉ። በሀገር ባህል ልብስ የተሰሩ የተለያዩ ድዛይንና ከለር ያላቸው ልብሶች አጊጠው በፋሽን ፕሮግራም እያሳዩ ነው።

በምስሉ ላይ የምንመለከታቸው የባህላዊ ጭፈራ ተዋዛዋዦች እንዲሁም የባህላዊ የሙዚቃ መሳሪያ ተጫዋቾች ነው ። እነዚህ የሙዚቃ መሳሪያ የኢትዮጵያ የሙዚቃ መሳሪያ እንደ ክራር ፣ በገና ፣ ዋሽንት አይነት ናቸው ። ወጣቶችም የባህላዊ ጭፈራ የሚጨፍሩ ወጣቶችም

ይህ እየአበባ ጎመን ይባላል። ይህ ጎመን በውስጡ የተለያዩ ጤና ጥቅሞችን የያዘ ምግብም ለመስራትም እጅግ በጣም ቀላል እና በጣም አስፈላጊ የሆኑ ንጥረ ነገሮችን የያዘ ጥሩ የጎመን ዘር ነው።

ይህ በአራት ወለል ህንፃ ነው። ህንፃው ለተለያየ አገልግሎት መጠቀም ይቻላል ለትምህርት ቤት ለመኖሪያ ለተለያዩ መስሪያ ቤቶች መጠቀም ይቻላል። ህንፃው በርከት ያሉ ነገሮችን በአንድ አጠቃሉ ለመያዝና ሰፋ ያለ ወደላይ ከፍ ያለ ህንፃ ነው።

እነዚህ በኢትዮጵያ ባህላዊ ልብስ ያሸበረቁ ሙሽሮች ናቸው። የለበሱት ልብስ ደግሞ ካባ ይባላል። በጣም ቆንጆ አድርጓቸዋል። ይህ የኢትዮጵያ የሰርግ ስነስርዓት ውስጥ አንዱ ነው።

ይህ መጠጥ አረቂ ይባላል። አረቂ በጣም ባህላዊ ተወዳጅ የኢትዮጵያ መጠጥ ነው። ይህ ደግሞ ብሄራዊ በሚል ስም ይዞ በዘመናዊ መሳሪያ ተቀነባብሮ የሚቀርብ አንጋፋ የኢትዮጵያ ውስጥ የሚመረት የመጠጥ አይነት ነው።

ሚስማር የተለያዩ ነገሮችን በመምታት ለማገናኘት ውይም ቆርቆሮውን ከእንጨት ጋር የተለያዩ ነገሮችን በመምታት አንድ ላይ ለመድረግ የምንጠቀምበት እቃ ነው። ሚስማር ለግንባታ ነገሮች በስፋት ይውላል። በተለይ ቆርቆሮን ለመምታት።

ይህ የክርስትና እምነት ሊገለጽባቸው የሚችላባቸው አንዱ የሆነው መስቀል ነው። መስቀል በክርስትና እምነት የሃይማኖት መገለጫ ሁኖ ያገለግላል። እንዲሁም ደግሞ ምስሉ ላይ የተለያዩ አክሊሎችን የሚያሳይ ነው።

የህቺ እናት ጥጥ እየፈተለች ትገኛለች። ልጅዬው ደሞ ዘሀ እያዘጋ ይባላል። ይህ በኢትዮጵያ የጥጥን ልብስ እስኪሆን ድረስ የሚደረገው ሂደቶች ውስጥ አንዱ ነው የመጀመርያው ነው።።

አምባሳደር ውሃ ነው። አምባሳደር ውሃ የጤና አምባሳደር ብሎ በልዩነት የተመረተ እና ቆንጆ ውሃ ነው። ይህ ደግሞ የሱ አርማ ነው። አምባሳደር ውሃ በሀገራችን ከሚመረቱ ውሃዎች ውስጥ አንዱ ነው።

ኩል ዉኃ በኢትዮጵያ የሚመረት እጅግ አንጋፋ ባለ ጋዝ ዉኃን በማቅረብ የሚታወቅ የዉኃ የባለ ጋዝ ዉኃ ነዉ። ይህ ዉኃ በጠርሙስ እንዲሁም በፕላስቲክ ዉኃዎችን በማሸግ ይታወቃል።

ይህ በምስሉ ላይ የምንመለከተው በኢንዱስትሪ ፓርኮች በልብስ ማምረቻነት የሚሰሩ ወጣት ሴቶን ነው። እነዚህም ይህ የኢንዱስትሪ ፓርክ የተለያዩ ወጣቶችን አቅፎ በመያዝ የብዙ የስራ እድል በመያዝ ይታወቃል። ይህም የጨርቃጨርቅ ማምረቻ ኢንዱስትሪ ነው።

በምስል ላይ የምንመለከተው ሃኪም ታካሚውን እያከመው ይገኛል። ይህም የተለያዩ ቦታዎችን በመንካት የበሽታው የቱ ጋ እንዳለ ለማወቅ እያደረገ ያለውን ጥረት እንመለከታለን ይህም ከአንድ ሀኪም የሚጠበቅ ነገር ነው።

በምስሉ ላይ የምንመለከታቸው ተማሪዎችን እንድሁም መምህሮቻቸውን ነው። በኢትዮጵያ ውስጥ የተለያዩ አካባቢዎች በመምህር እና በተማሪ መካከል ጥሩ የሆነ የመግባባት ነገር አለ። ይህም የሚያሳየው ያንን ነው።

ቀጭኔ በአንገታቸው ርዝመት በቁመታቸው በጣም ትልቅ ቦታ ላይ ያሉ ዛፎችን በመመገብ የሚታወቁ በአንገታቸው ርዝማኔ ወደር የሌላቸው በጣም ረዥም እንስሳት ናቸው። በቁመታቸው ረዥም ከሚባሉ እንስሳት ውስጥ የመጀመሪያ ናቸው።

ይህ አርማ የቀድሞ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት አርማ የኢትዮጵያ ሬዲዮና ቴሌቪዥን በሀገራችን በጣም አንጋፋ በሬዲዮና በቴሌቭዥን ቀዳሚ የመረጃ ምንጭ ሆኖ እስካሁንም በስፋት ተደራሽ የሆነ የመረጃ ምንጭ ነው።

ይህ መንገድ አስፓልት ይባላል። አስፓልት በጣም ጉዞን የሚያቀል ለተሽከርካሬ ምቹ ለአሽከርካሪም በጣም ቀልጣፋ እና ለአይን ማራኪ የሆነ ነው ከንምፈልገው ቦታ ቶሎ ለመድረስ ያግዛል። በጣምም ምቹ ነው።

ይህ በሀገራችን በብዛት በቤተክርስቲያኖች አካባቢ የሚገኙ የቆሎ ተማሪዎች ቤት ናቸው። ጎጆ ቤት ናቸዉ። በእንጨትና በሳር በመጠቀም የሚሰሯቸው የመኖሪያ ቤቶቻቸው ናቸው። እነዚህ የተለየ ገጽታና ያማረ ቦታን ይፈጥራሉ።

ይህ በምስሉ የምንመለከተው የጎርጎራ ሪዞርት ነው። ጎርጎራ እጅግ በጣም በሚያምር በሚደንቅ ሁኔታ የተሰራ በባህርዳር ዙሪያ እንድሁም ጎንደርም ለባህርዳርም አማካይ በሆነ ቦታ የሚገኝ ለቱሪስት መስህብ አመች የሆነ ቦታ ነው።

ይህ ውሃ በጥራቱ የታወቀ በተመጣጣኝ ዋጋ የቀረበ የውሃ ምርት ነው። የስ ውሃ ይባላል። የስ ውሃ በስፋት እና በተለያየ የአስተሻሸግ መጠን ቀርቦልናል። በፈለግነው መጠን ገዝተን መጠቀም የሚቻል ቆንጆ ውሃ ነው።

ይህ በሀገራችን በብዛት የሚገኘው የእንጨት ቤት አሰራር ነው። ይህ የእንጨት ቤት እንጨትን፣ ቆርቆሮን፣ ጭቃን በመጠቀም ቤት ለመስራት የምንጠቀምበት ነው ይህም በብዛት በገጠሩ የሀገሪቱ ክፍል ከተማውንም አንዳንዱ አካባቢ በብዛት ይታያል።

በምስሉ ላይ የምንመለከተው የመገልገያ ወይም ማህበራዊ ግልጋሎት የሚሰጥበት ሻይ ቡና ሰወች የሚሉበት በቡድንም ሆነ ለግል መጥተው ምግብም ሆነ ሻይ ቡና ሊጠቀሙበት የሚችል ለዓይን ማራኪነ ቆንጆ ቦታ ነው።

ይህ ባህላዊ ጭፈራ በተለያዩ የሀገራችን ክፍሎች ይዘወትራል። በተለይ በአማራ ክልልና በትግራይ ክልል ሻደይ ሶለም በመባል የሚታወቁ የተለያዩ የጭፈራ አይነቶች ናቸው። ይህ ጭፈራ በብዛት በሴቶች ብቻ የሚደረግ ባህላዊ ጭፈራ የሴቶች የነፃነት ቀን በሚባል ይታወቃል።

ይህ አንጋፋ የስፖርት ሰው ሰውነት ቢሻው ይባላል። ኢትዮጵያን ከ30 አመት በኋላ ወደ ጀመረችው የስፖርት መድረክ አፍሪካ ዋንጫ እንድትገባ ያደረገ በጣም አንጋፋ የኢትዮጵያ ባለውለታ ሰው ነው።

ፓፓያ በሀገራችን በብዛት የሚመረት የፍራፍሬ ዘር ነው። ፓፓያ እጅግ በጣም ጣፋጭ እና የሚወደድ ፍራፍሬ ሲሆን በተለያየ መንገድ ልንጠቀም እንችላለን። በጭማቂ መልክ እንድሁም ቆርጠን መመገብ የምንችለው እጅግ በጣም

እኒህ አባት ከመቆዶንያ የተገኙ ናቸው። ኢትዮ ቴሌኮም ደግሞ እኒህ አባትን የመሰሉ ብዙ አባቶችን ለመርዳት ታስቦ 8161 የተባለ መተግበሪያ አለው። ይህን መተግበሪያን በመጠቀም የተለያዩ ሰዎች ለመርዳት በምንችለው አቅም ክ10ብር፣ ክ1ብር ጀምሮ ለመደገፍ የሚያስችለን አጭር የጽሑፍ መልዕክት

ይህ ህንፃ የሚገኘው በደሴ ከተማ ነው ይህ ህንፃ የደሴ ከተማ አርማ እስከመሆን እንዲሁም በቃ ይሄን ህንጻ ሲታይ ደስን እስከሚያስታውሰን ድረስ የቆመ የደሴ አርማ የሆነ ህንጻ ነው ደሴ ከተማ ወሎ አካባቢ ይገኛል በጣም ቆንጆ ባህል ቆንጆ አለባበስ እንዲሁም ቆንጆ ሰዎች የሚገኙበት

እነዚህ ማስጌጫዎች ባህላዊ ማስጌጫዎች ናቸው። በጣም ውብ ናቸው። አንድ ሴት ለትዳር የፈለጋት ሽምግልና በሚልክበት ጊዜ የተሰራ በጣም ቆንጆ በሀገራዊ ጥራር በሚባል እቃ ያጌጠ እንዲሁም አበባን ተጠቅመው ቆንጆ ጌጥ ነው።

ይህ በኢትዮጵያ ባህል ያጌጠ በጣም የሚያምር የተዋበ የመዝናኛ ስራ ወይም ምግብ ቤት ነው። የተለያዩ ባህላዊ ምግቦች የሚሸጡበት ሰዎች በቡድንም በግልም የሚዝናኑበት የሚገቡበት ቦታ ነው።

ምስሉ ላይ የምንመለከተው በሀገራችን በገጠሩ አካባቢ ከሚሰሩ ቤቶች መካከል አንዱ ነው ።እሄ ቤት አሰራር ቆርቆሮ ፣ጭቃና እንጨትን በመጠቀም የሚሰራ ነው ።እንዲሁም ለአጥር ዙሪያውን በድንጋይ በመክበብ የሚጠቀሙበት ይሆናል።

ዘመን ባንክ በሀገራችን ከተቋቋሙ የግል ባንኮች ውስጥ አንዱ ነው። ዘመን ባንክ የተቀላጠፈ የተደራጀ እና ሁሉን ባንድ የያዘ እጅግ በጣም ዘመናዊነትን የተላበሰ በሀገራችን ያለ ባንክ ነው። በጣም ጥሩ አገልግሎቶችን በመስጠት ይታወቃል።

ይህ የደወል ዓይነት በብዛት በፍርድ ቤት ዳኞች የሚያዝ የዕለቱ የፍርድ ሁኔታ ማለቁን ለማሳወቅ የሚመቱበት ወይም ማለቁን የሚያሳውቁበት መሳሪያ ነው።

እነዚህ መድረክ ላይ እየጨፈሩ የሚገኙት የኢትዮጵያን ባህላዊ ሙዚቃን በመክፈት የሚጫወቱ ጨፋሪዎች ናቸው። ከታዳሚዎች ጋር ታዳሚዎችን በማዝናናት የተለያዩ ጭፈራዎችን እየጨፈሩ ይገኛሉ። በኢትዮጵያ ባህላዊ ሙዚቃም እየተዝናኑ ይገኛሉ።

ይህ የፀጉር ስታይል ሴቶች ለተለያየ ፕሮግራም ለሰርግ፣ ለልደት፣ እናም ሌላ ፕሮግራም ሲኖራቸው በተለያየ ዲዛይን የሚሰራ የፀጉር ስራ ነው። በጣም የሚያምር ነው።

ይህ ሆቴል የተለያዩ አገልግሎቶችን የመኝታ፣ የምግብ ፣የካፌ የብዙ የስብሰባ አዳራሽ የምናገኝበት በጣም ታዋቂ እና ቆንጆ ሆቴል የተለያዩ አገልግሎቶችን የሚሰጠን ቆንጆ እና የተዋበ ቦታ ነው።

ጠላ የኢትዮጵያ ባህላዊ መጠጥ ነው ጠላ ለማዘጋጀት የተለያዩ ግብዓቶችን እንጠቀማለን ጠላ በጣም ተወላጅ ተዘውታሪና በኢትዮጵያ የሃገራችን ክፍሎች ብዛት የሚገኝ ከሁሉም ቤት የማይጠፋ የመጠጥ አይነት ነው።

ጎልደን ውሃ ለአያያዝ ምቹ ሁኖ ለተለያየ አስተሻሸግ የቀረበ ውሃ ነው ጎልደን ውሃ በግማሽ ሊትር በአንድ ሊትር እንድሁም በሁለት ሊትር ታሽጎ የምናገኘው ውሃ ነው። ጎልደን ውሃ ለአያያዝም ሆነ ለአጠቃቀም እጅግ በጣም ቀላል ሁኖ የቀረበ ውሃ ነው።

ይህ የሙዚቃ መሳሪያ ነው። ይሀ መሳሪያ በገና ይባላል። የተለያዩ ቤተ ክርስቲያናት ውስጥ በገና በመደርደር የተለያዩ ጣዕም ዜማዎችን በማውጣት የሚጠቀሙበት ነው።

እነዚህ ስዎች እነዚህ የህግ አካላት ከህዝብ ተወካዮች ፊት ቀርበው የቃለ-መሀላ ስነ-ስርዓት እየፈጸሙ ነው። ይህም ህዝብን በታማኝነት በቅነንት እና ከአድሏዊነት የጸዳ ስራ ለመስራት ቃላቸውን እያገቡ ነው።

ይህ የአማራ ሚዲያ ኮርፖሬሽን የቀረበው የድጋፍ ጥሪ ነው ።ይህ የድጋፍ ጥሪ የተለያዩ በድርቅ የተጎዱ አካባቢዎችን ፣በጦርነት ለተፈናቀሉ ሰዎች የሚደርስ እርዳታ እያስተላለፈ ይገኛል ።

ይህ በሀገራችን ለባህላዊ ህክምና የሚውል እፅዋት ሲሆን ዳማካሴ በመባል ይታወቃል ።በሀገራችን የሚገኝ ሲሆን ለተለያየ በሽታ መድሀኒትነት ይጠቀሙበታል ።መድሀኒትነቱም ፍቱን ነው ።

ግመል በብዛት በሀገራችን በረሀማ አከባቢዎች ወደ አፋርና ሶማሌ በብዛት ለመጫኛም፣ ለምግብነትም፣ ለወተትነትም በብዛት የሚጠቀሙባቸው እንስሳቶች ናቸው። ግመሎች በብዛት ውሀ ሳይጠጡ ብዙ ቀን በመቆየት ይታወቃሉ።

ይህ ሰው የኢትዮጵያ ባለውለታ እጅግ በጣም በጣም ኢትዮጵያ ልታመሰግነው የሚገባ ወጣት ነው። ቢኒያም ይባላል። ቢኒያም ሜቄዶኒያን በመመስረት እናቶች አባቶችን ከጎዳና በማንሳት የሚታወቅ እጅግ በጣም ጥሩ ስብእና ያለው ወጣት ነው።

አምባሳደር ሱፍ በሀገራችን ቀደምት የሆነ ወንዶች ሙሉ ልብስ ወይም ሱፍ አልባሳትን በመስራትና በማቅረብ ይታወቃል። አምባሳደር ሱፍ ጥራቱን የጠበቀ እጅግ በጣም ውብ እና ማራኪ የሆኑ የወንዶች ሙሉ ሱፍ በማቅረብ ይታወቃል።

ይህ እፅዋት ጃካራንዳ በመባል የሚታወቅ በጣም የተለየ የሮዝ ቀለም ያለው ይህ በጣም የሚያምር ቀለም ያሉት አበባዎች ያሉት አትክልት ነው:: በጣም ልዩ ገፅታ የሚያሳይ አካባቢን የምያሳምር ቆንጆ የአትክልት ዘር ነው::

ይህ የእንስሳት በሬ ይባላል። በሬን በተለያየ አገልግሎት በአገራችን እንጠቀመዋለን በተለይ ለእርሻ አገልግሎትና ለምግብ አገልግሎት በስፋት ሲልውል ይታያል ።በሬ በተለያዩ መልኩ የበሬን ስጋ በመጠቀም የተለያየ የምግብ መስራት እንችላለን።

ውሻ የሰው ልጆች ከሚወዷቸው እንስሳቶች ውስጥ አንዱ ነው ።ውሻ በጣም ተወዳጅ ናቸው ።የሰዉ ልጆች ይወዷቸዋል። እነሱም በጣም ታማኝና ለአሳዳጊያቸው ታዛዥ ናቸው። ውሻ በጣም ተወዳጅ እንስሳት ነው ።

የኢትዮጵያ የህብረተሰብ ጤና ኢንስቲትውት አርማ ነው የኢትዮጵያ ህብረተሰብ ጤና ኢንስትቲዩት የተለያዩ የጤና መረጃዎችን በኢትዮጵያ ያለውን የጤና ሁኔታ እንዲሁም ቅድመ ጥንቃቄ የሚደረግባቸው የአካባቢዎች ሲኖር ቀድሞ ሪፖርት የሚያደርግ ተቋም ነው።

ይህ በምስሉ ላይ የምንመለከታቸው የኢትዮጵያ ብሄራዊ ቡድን የእግር ኳስ ተጫዋቾች ናቸው። እነዚህ የእግር ኳስ ተጫዋቾች ሀገራቸውን በተለያየ መድረክ ያስጠሩ ተጫዋቾች ናቸው። አንጋፋ ወጣቶችም አብረው አንድ ላይ ሁነው የሚታይ ምስል ነው።

ይህ ብረት የተለያዩ ግንባታዎችን ለመስራት የምንጠቀምበት ፌሮ በመባል የሚታወቅ በተለያየ የመጠንና ክብደት የሚሠራ ብረት ነው ይህ ብረት የተለያዩ ግንባታዎችን ፎቅ ህንጻ ሁሉንም ለመራት የሚያገለግል ጠንካራ ብረት ነው።

ይህ ጋቢ ይባላል ።ጋቢ በኢትዮጵያ ባህል በብዛት አባቶች የሚለብሱት ባህላዊ ልብሳቸው ነው ።ከጥጥ በሽመና ይሰራል። በጣም ወፍራምና ለስላሴ ሙቀት የሚሰጥ የኢትዮጵያዊያን ልብስ ነው ።

ይህ ምስል ኢትዮጵያዊነትን በደንብ አድርጎ ሊገልጽ የሚችል ቀለማቶችን ያንጸባረቀ አለባበሳቸውን የአኗኗር ዘይቤያቸውን በደንብ አድርጎ የሚገልጽ ቆንጆ የሆነ የእጅ ስራ ወይም ስዕል ነው።

ጉዞ የትራንስፖርት አገልግሎትን ይጠቀማል። ቱሪዝም የአካባቢውን ባህልና ወግ ሊያጎለብት ወይም ሊጎዳ ይችላል። ስደተኞች የስራ ዕድል ፍለጋ ወደ አዲስ ሀገር ይሄዳሉ።

የምናየው የመሰብሰብ ያዳራሽ ነው አዳራሹ በዘመናዊ ቴክኖሎጂ የተገጠመለት ነው በተለያየ አቅጣጫ ላይ ማይክራፎኖችና ላይቶች ሁሉም ስታንዳርዳቸውን ጠብቀው የተዘጋጁ ናቸው።

ትንሽዬ ቦታ እንድትይዝ ተደርጋ የተሰራች ቁም ሳጥን የተለያዩ ነገሮችን መጻፍቶችን ቅባቶችን እንዲሁም ልብሶችን ለማስቀመጥ የምትረዳት ትንሽዬ ቦታየማትፈጅ ቆንጆ ስራ ናት።

ይህ አንስት የኢትዮጵያን ባህላዊ ልብስ በመልበስ የኢትዮጵያን ባህል አለባበስ እያስተዋወቀች ትገኛለች። ይህም በተለያየ መድረኮች ላይ የኢትዮጵያን ልብስ ለበስው የሚያቀርቡ የፋሽን ስራዎች ወስጥ አንዱ ነው።

ይች ሴት በጣም ቆንጆ ባህላዊ የኢትዮጵያ የጸጉር ስሬትን የተሰራች ሴት ናት። በጣም በቀጭኑ በሚያምር ሁኔታ የተሰራች ለተለያዩ ፕሮግራሞችም ያገለግላል። ለሰርግ ለክርስና በብዛት ሴቶች የሚሰሩት የጸጉር ስራ አይነት ነው በጣም ያምራል።

ይህ እጅግ አእምሮና ተውቦ በአዲስ መልክ ታድሶ የተሰራው የአጼ ፋሲል ቤተ መንግስት ነው። አጼ ፋሲል በጎንደር ከተማ የሚገኝ እጅግ ውብ ማራኪ ሆኖ በአዲስ መልክ ታድሶ የቀረበ በጣም የሚያምር ቦታ ነው።

ይህ በሀገራችን ሊጎበኙ ከሚገባቸው ቀደምት እና ታዋቂ የሆነ የኢትዮጵያ ቅርስ ሊጎበኝ የሚገባው ሊታይ የሚገባው ሊጠበቅ የሚገባው ቅርስ ነው። ይህም በጣም ብዙ ሰው እየመጣ የሚጎበኘው የቅርስ አይነት ነው።

በምስሉ ላይ የምንመለከታቸው የፌዴራል ፖሊስ አባላት የህዝብ ደህንነት ለመጠበቅ ሲል ወደ እየፈተሽ ነው ወደ ውስጥ የሚያስገቡት ደግሞ የዝቡን ደህንነት አደጋ ለመጠበቅ የሚደረግ ነገር ስለሆነ በጣም ጥሩ ነው።

ይህ የክርስትና ሀይማኖት መገለጫ የሆኑትን የተለያዩ ስእሎችን የያዘ ቦታ ነው። ይህ የተለያዩ የክርስትና ሀይማኖት ሊገለፁበት የሚችሉትን እኝደ ስእል፣ ከበሮ እና ብዙ ነገሮችን የያዘ ነው።

ይህ የአትክልት አይነት ባሮ ሽንኩርት በመባል ይታወቃል። ይህ የአትክልት ዘር ለተለያዩ ግብአቶች ይሆናል። የተለያየ የምግብ አይነት ስንሰራ በመጨመር የምግቡን ጠዓም መጨመር እንዲሁም ይዘቱን መጨመር ይቻላል። ይህም በሀገራችን በብዛት ይገኛል።

ይህ የመጓጓዣ አይነት መኪና በመባል ይታወቃል። በጣም የሚያምር መኪና ነው። ባለበአራት እግር ተሽከርካሪ ነው። ሰዎች ከቦታ ወደ ቦታ ሊጓጓዙበት የሚችል በጣም ምቹ እና በውበቱ ቆንጆ የሆነ መኪና አይነት ነው።

ይች በነፋሻማነቷ የምትታወቅ በጣም ሀይቅ የከበባት በጣም ቆንጆ እና ነፋሻማ እና ውብ ከተማ ባህርዳር ትባላለች። ባህርዳር የተለያዩ መናፈሻዎች መዝናኛዎች እንድሁም የተፈጥሮ ቦታዎች ያሉባት በጣም እጅግ ውብና ያማረች አገር ናት።

እነዚህ የቤት እቃዎች በራድና ብርጭቆ ይባላሉ። በራዱን የተለያዩ የመጠጥ አይነት አሲዘን ለሰዎች የምንቀዳበት ነው። የምናሰቀምጥበትም ሊሆን ይችላል። ብርጭቆውን ደግሞ የምንጠጣውን ነገር የምንጠጣበት ዕቃ ነው።

እጽዋት ለምግብነት፣ ለመድሃኒትነት፣ ለእንጨትና ለሌሎች በርካታ የፍጆታ እቃዎች ምንጭ ሆነው ያገለግላሉ።

"መለያየት ሞት ነዉ" በአንጋፋዉ የመፅሐፍ ደራሲ አለማየሁ ገላጋይ ተፅፎ የቀረበ ነዉ። አለማየሁ ገላጋይ የተለያዩ ማህበራዊ ጉዳዮችን የሚዳስስ የተለያዩ እና በርካታ መፅሐፍትን ለአንባቢያን ያቀረበ አንጋፋ ፀሐፍት ነዉ።

ይህ በምስሉ ላይ የምንመለከተው ማሲንቆ የኢትዮጵያ ባህላዊ የሙዚቃ መሳሪያ ነው። ማሲንቆ በጣም ተወዳጅ የሆነ የሙዚቃ መሳሪያ ነው። የተለያዩ ድምጾችን በማውጣት የተለየ ጣዕም ያለው ዜማ እንድንሰማ የሚያደርገው ቆንጆ የሙዚቃ መሳሪያ ነው።

ይህ አባት እንግዲህ በሀገራችን በገጠሩ ክፍል የሚገኙ ቤተሰብ ናቸው። እነዚህ ቤተሰቦች በአንድ ላይ ተሰባስበው ጠላን እየጠጡ ይገኛሉ። ጠላ በኢትዮጵያ ባህላዊ መጠጦች ውስጥ አንዱ ነው በብዛትም በተለያዩ አካባቢዎች ይዘወተራል።

ዝንጅብል እና የተለያዩ ቅመማቅመም ተጨምሮበት የተፈላ ሻይ ነው። ዝንጅብል ለተለያዩ መድሀኒትነት ያገለግላል እና እንዲሁም ሻይም ጉንፋን ሲይዝ የተለያዩ በሽታዎች ሲዙን እንደ መዳኒትነት ያገለግላል።

ይህ በጣም የሚያምር ተጸፈጥሮን በመጠበቅ ሁኔታ ላይ የተሰራ የእርከን ስራ ነው። ይህ እርከን ስራ አካባቢንና ተፈጥሮን በመጠበቅ እንዲሁም የአፈር መሸርሸርን በመከላከል በጣም ጥሩና ውጤታማ ስራ ነው።

ይህ ህንፃ ግንባታ መሰረት እያወጡ የህንፃው መሰረት ወይም ህንፃዉን ተሸካሚ ነገር ስለሚሰራ በጣም በጥንቃቄ በጣም በጥራት እና ጥራት ባላቸው እቃዎች ሊገነባ የሚገባ የመሰረት የማውጣት ሥራ ነው መሰረት በጣም ወሳኝ እማ አስፈላጊ ነው::

ይህ በበድሉ ዋቅጅራ በሁለት ሺ አስር አመተ ምህረት ታትሞ ለአባቢያን የቀረበ የወይራ ስር ፀሎት የሚል የግጥም ስብስብ ነው። በውስጡ የተለያዩ እርዕሶችን የያዘ በጣም ቆንጆ ግጥሞች የሚገኙበት የበድሉ ዋቅጅራ ስራ ነው።

እነዚህ ወጣት ሴቶች በጣም በሚያምር ባህልን በማንጸባረቅ በኢትዮጵያ ባህላዊ ልብስ በተሰሩ ዲዛይኖች በተሰሩ ልብሶች የሚያሳዩት የፋሽን ዝግጅት ነው። ይህ ዝግጅት የኢትዮጵያን ባህል ለማስተዋውቅ ይረዳል።

ይህ በአማራ ሚዲያ ኮርፖሬሽን ተዘጋጅቶ የቀረበ ዜና ነው። ይህም ጥርን በባህርዳር ምን እንደሚመስል የሚያሳይ የባዛርና ኤግዝቢሽን ነው። ይህም የተለያዩ እቃዎችን በአንድ ላይ በተለይ ባህላዊ እቃዎችን በአንድ ላይ በተለይ ባህላዊ እቃዎችን የምናገኝበት ቦታ ነው።

ይህ የቤት አሰራር አይነት በብዛት በአገራችን የገጠራማ አካባቢዎች የሚሠራ ጎጆ ቤት በመባል የሚጠራ የቤት አሰራር አይነት ነው ቤቱንም ለመስራት ሣር እና እንጨትን በመጠቀም ልንሰራው የምንችለው ቆንጆ ማራኪ ቤት ነው

የምንመለከታቸው በሀገር ባህል ነጠላ ለብሰው የቆሙ ሴቶች በቤተ-ክርስቲያን ደጃፍ ሁነው የቤተ-ክርስቲያን ትምህርት እየተማሩ እንዲሁም ጸሎት እያደረሱ ይገኛሉ። ይህም በሀገራችን በጣም የተለመደ ተግባር ነው።

ይህ የሰው ልጆችን ኑሮ በማቅለል እህል ምግቦች እንዳይበላሽ በማድረግ በጣም ቀዳሚ ጥሩ እና ለቤት ውስጥ አስፈላጊ የሆነ የእቃ አይነት ነው ፍሪጅ ነው። ለማቀዝቀዣ እንጠቀምበታለን። ምግቦች ሳይበላሹ ለረጅም ጊዜ እንድቆዩ ያደርግልናል።

ይህ ለአይን ማራኪ የሆነ ቦታ ሬስቶራት ነው። ይህ ሬስቶራት የተለያዩ ምግቦችን መጠጦችን በማቅረብ ይታወቃል። ይህንንም ሰዎች አብረውም ሆነ ለብቻ በመንጣት ሊደሰቱበት የሚችሉ ጥሩ ቦታ ነው።

ይህ የምናዬው የኮፒውተር ተማሪዎች በክፍል ውስጥ ተሰብስበው የኮፒውተር ትምህርታቸውን እየተማሩ ይገኛሉ። ኮፒውተር እጅግ በጣም ዘመናዊ የሆነ ትምህርትን በማቀላጠፍ ቀላልና ምቹ ያደረገ እቃ ነው።

እነዚህ የተሽከርካሪ አይነቶች የተለያዩ እቃዎችን ጭነዋል በፊት ለፊት ላይ ዩኤን ወይም አለማቀፍ ተራዶ ድርጅት ለተለያዩ አካባቢዎች የሚያደርሰው የእርዳታ እቃዎችን ጭነው የሚሄዱ መኪናዎችን በመምራት ላይ ይገኛል።

ይህ የሙዚቃ ቡድን በብዛት በመንገድ ላይ ትርዒቶችን በማሳየት እንዲሁም የተለያየ ክብረ በዓል ሲኖር በማድመቅ የሚታወቅ የማርሽ ቡድን ወይም በሙዚቃ የተቀነባበረ ሙዚቃ ብቻ በማቅረብ የሚታወቁ እና በተለያዩ ቦታዎች ላይ የድምቀት ምንጭ የሚሆኑ የሙዚቃ ተጫዋቾች ናቸው ።

ይህ ምስል ትራፊክ ፖሊስ የመንገድ ደህንነትን ለማስጠበቅ መኪኖችን አስቁሞ እያየ እየጠየቀ ነው የሚገኘው ይህ የመንገድ ደህንነትን ለመጠበቅ ፥ ተሳፋሪውንም ፥ የመንገድ ደህንነትንም ለመጠበቅ ሲባል የሚደረግ ነው።

እነዚህ በምስሉ ላይ የምንመለከታቸው የቆርቆሮ ወተቶች ናቸው ። እነዚህ ወተቶች በተለያየ ቁጥርና መጠን የቀረቡ ናቸው። ለህፃናት እንደየ እድሜያቸው በተለያየ ደረጃ ከ መጀመሪያ አንስተው እስከሚያድጉ ድረስ በየ እድሜያቸው ልክ የሚሰጡ የወተት አይነቶች ናቸው።

ይህ የጸጉር አሰራር አይነት በብዛት ህጻናት ለተለያዩ ፕሮግራሞች የሚሰሩት በጣም የሚያምር ለህጻናት የተለየ ገጽታ የሚሰጥ ቆንጆ የጸጉር ስራ አይነት ነው። ህጻናቱም በተለያዩ የጸጉር ጌጥ ከለሮች ስለሚያምሩ በጣም ቆንጅና ውብ ሁነዋል።

ይህ የአንገት ጌጥ በጣም የሚያምር የተለያዩ ግብአቶችን በመጠቀም ለአይን ማራኪ እጅግ የሚያምር ሲለብሱትም በጣም የሚያምር የሚያንፀባርቅ ግርማ ሞገስ የሚያጎናፅፍ ከወርቅ የተሰራ ጌጥ ነው ።

ይህ ያማረና የተዋበ እጅግ በጣም ለአይን ማራኪ የሆነ ቦታ ሰዎች በእረፍት ጊዜአቸው እንዲሁም ቨተለያየ አጋጣሚ ጎራ ብለው ሊዝናኑበት መንፈስ ሊያድሱበት የሚችል እጅግ በጣም ውብ እና አስደሳች ቦታ ነው ይህም ለልጆችም መጫወቻ ሁሉንም ያካተተ ስለሆነ እጅግ በጣም ምቹና ደስ የሚል ነው።

ይህ በምስሉ ላይ የምንመለከተው የእሸት ባቄላ ዘርን ነው። የእሸት ባቄላ በሀገራችን በተለያዩ አካባቢዎች የሚመረት ሲሆን ይህም የእህል አይነት እጅግ በጣም ተወዳጅ ብዙ ጥቅም ያለው ስጋን የመተካት የፕሮቲን አቅም ያለው ነው።

ይህ ተክል ሽንኩርት ይባላል ።አዲሱ ገና ከማሳው እንደተነቀለ ያለው ሲሆን ይህ ሽንኩርት በአብዛኛው የኢትዮጵያ ክፍል ይበቅላል ።ለወጥ መስሪያነት ያገለግላል።

እነዚህ እፅዋቶች በጣም የሚያምሩ በተለያዩ አካባቢዎች በቅለው የምናገኛቸውቤትን ለማስዋብ እንዲሁም ተለያየ ለቀለምነት የምንጠቀማቸው እፅዋቶች አንዱ ነው። በጣም የሚያምር አካባቢንውብ ውብ ገፅታ የሚሰጡ የእፅዋት አይነት ናቸው።

ይህ በተለያየ ቦታ ሽብር ለማድረስ ሲጠቀሙባቸው የነበሩ መገልገያ የመሳሪያ አይነቶች ናቸው። እንዲሁም ብሮችን የተለያየ ነገሮችን ፣ ሞባይልም በብዛት ተይዘዋል። የተያዙ ናቸው።

ይቺ በጣም የምታምር ቀላል ለአይን ማራኪ ውብ የሆነች ተሽከርካሪ ባለ አራት ጎማ ናት ሰፈር ለሰፈር ወይም ቅርብ ለቅርብ የሆኑ ቦታዎችን ለመጎብኘት የምታስችል ብዙም እሩቅ ቦታ የማንሄድባት ሰፈር ውስጥ የምንቀሳቀስባት መጓጓዣ ናት።

ይህ የክርስትና እምነት ተከታዮች በአንድ ላይ ተሰባስበው ጉባኤ ወይም የቤተ ክርስቲያን ትምህርት እየተማሩ ይገኛሉ ወይም ደግሞ እየዘመሩ የተለያዩ የሀይማኖቱን ተግባራት አያከናወኑ ይገኛሉ።

ይህ በምስሉ ላይ የምንመለከተው የመድሃኒት ቤት ነው። የመድሃኒት ቤቱ የተለያዩ መድሃኒቶችን በአንድ ላይ አድርጎ በሀኪም ትእዛዝ መሰረት የሚመጡ ሰዎችን የሚያስተናግዱ እና ለማህበረስቡ አገልግሎት የሚሰጥ ተቋም ነው።

ይህ የእንጨት ምርት ውጤቶች ከሆኑት ሲሆን ይሄ ስራ አነስተኛ ቁምሳጥን ነች። ይቺ አነስተኛ ቁምሳጥን ብዙም ቦታ ስለማቲይዝ ለቤትም ሆነ ለቢሮ የተለያዩ መገልገያዎችን ለማስቀመጥ የምትሆን ቁምሳጥን ነች።

እኒህ በሃገራችን የስልጣን እድገት ላይ ትልቅ የስልጣን እድገት ላይ የሚገኙ በሀገራችን ያለውን የሰብሉ ሁኔታ፣ የርሻ ሁኔታ ፣ እየጎበኙ ይገኛሉ። ይህም ለሀገራችን እያለማች እያመረተች ያለው የግብርና አዝእርት ምርት ላይ ነው ብሎ ለመገምገም ያወጡት ነው።

ይህ ፎግ በመባል የሚታወቅ ለሰውነት ቆንጆ ጠረን እንዲኖር የሚያደርግ በተለያዩ ቦታዎች ሊገኝ የሚችል በዋጋውም በጣም ተመጣጣኝ ስለሆነ ሁላችንም መጠቀም የምንችለው በጣም ጥሩ እና ቆንጆ እቃ ነው።

ይህ በምስሉ ላይ የምንመለከታቸው ዳግማዊ አጼ ቴዎድሮስ ንጉሠ ነገስት ዘኢትዮጵያ ይባላሉ። ዳግማዊ አጼ ቴዎድሮስ ለሀገራቸው በማስከበር እጅግ በጣም ታዋቂ ደማቅ ታሪክ ያጻፉ ጀግና የኢትዮጵያ መሪ ናቸው።

ይህ የክርስትና እምነት አባቶችን ነው የምናዬው። ትልቅ መስቀል ጥላ በቤተክርስቲያናዊ አለባበስ ያጌጡ አባቶች የያዘ ምስል ነው።

ይሄ አልጋ በእንቀት የሚሰራ በቤት ውስጥ የምንገለገልበት እንዲሁም ከአልጋው ታች ያለውን ቦታ ደሞ በበቂ ሁኔታ የተለያዩ እቃዎችን የምናስቀምጥበት ሁኖ በቀላሉ የተሰራ በጣም ቆንጆና የሚያምር የእንጨት ውጤት አልጋ ነው።

ይህ መሬት በሀገራችን ለእርሻ ወይም ዘር ለመዝራት የተዘጋጀ መሬት ነው ። ይህ በባህላዊም በዘመናዊም ታርሶ ሊሆን ይችላል ። ይህ መሬት ለእርሻ ዝግጁ ተደርጎ የሚዘራበትን ዘር እየጠበቀ ይገኛል ።

ይህ ለተለያዩ አገልግሎት የሚውል መፍቻ የያዘ ሳጥን ነው። ይህ ስጥን የተለያዩ የመፍቻ አይነቶችን በአንድ ላይ ተደርድረው የምናገኝበት የተለያዩ አገልግሎቶችን ለመፍታት ፣ ለማሰር የምንጠቀምባቸው መፍቻዎችን በቀላሉ ልናገኝበት የምንችል አንድ ላይ የተጠራቀመ ሳጥን ነው።

ይህች ሴት በሀገራችን በገጠሩ አካባቢ የምትገኝ በጣም ውብ እናት ነች። ይች እናት ሰፌድ በተባለ የባህላዊ ማነፈሻ እህል እያነፈሰች ትገኛለች። እሄም በአብዛኛው የኢትዮጵያ ክፍል የሚገኝ የማነፈሻ እቃ ነው ።

ባቡር በጣም በረጅምነቱ ከምናውቀው የትራንስፓርት አይነት አንዱ ነው። ባቡር የተለያዩ ነገሮችን በብዛት ጭኖ ከአንድ ሀገር ወደ ሌላ ሀገር የማጓጓዣ ስርአት ነው በአንድ ጊዜ ብዙ ነገሮችን ስለሚጭንልን ተመራጭ ነው።

ይህ አዝእርት ይህ እጽዋት ጤፍ ይባላል። ጤፍ በሀገራችን በስፋት ለምግብነት የምንጠቀመው በጣም ተወዳጅ ምግባችን ነው። ጤፍን በመጠቀም እንጀራ በመስራት ይህ የኢትዮጵያውያን ዋነኛና ቀዳሚ የምግብ ምንጭ ነው።

ይህ ቆንጆ ለአይን ማራኪ የሆነ የመዝናኛ ስፍራ ነው። ሰዎች ተሰብስበው አንድ ላይ ከቤተሰብ ከጓደኛ ጋር የሚጨዋወቱበት ጊዜ ለማሳለፍ የሆነ ቦታ ነው።

የኢትዮጵያ ባህላዊ ምግብ ከሆነው አንዱ በስፋት የሚገኝ በአካባቢያችን በብዛት የሚበቅል ጎመን እንዲሁም ደግሞ የኢትዮጵያ ባህላዊ ምግብ የሆነው እንጀራ ነው። ጎመን በእንጀራ በጣም ተወዳጅ እና በብዛት በሀገራችን የሚዞተር የምግብ አይነት ነው።

ይህ በኢትዮጵያ መዋቢያ እቃዎች ወንበር መቀመጫዎች፤ እንዲሁም ባህላዊ ሞሰብ የአብሮነት መገለጫ የሆነውን እንጀራን በመያዝ በኢትዮጵያዊ ባህል ያንጸባረቀ እና የሚያንጸባርቅ ቆንጆ የሆነ የኢትዮጵያን ባህል ተሰብስቦ የመብላት ነገርን የሚያሳይ ቆንጆ ፎቶ ነው።

ይህ የምሳ መመገቢያ ጠረጴዛ ነዉ። ይህ ጠረጴዛ ሰዎች በአንድ ላይ ተሰብስበዉ ሊመገቡበት የሚችሉት ቤተሰቦች በአንድ ጠረጴዛ ዙሪያ ሊመገቡበት የሚችሉት ቤተሰባዊነት ማህበራዊነት የሚያጠናክር ቆንጆ የምሳ መመገቢያ እቃ ነዉ። ወይም የመመገቢያ ጠረጴዛ ነዉ።

ይህ የስዴ ዝርያ ነው። በመብቀል ላይ ይገኛል። እሸቱ እየደለሰ ነው ስንዴ በሀገራችን በብዛት በመመረት የሚታወቅ የምርት ዘር ነው። ስንዴን ለዳቦነት ለፓስታ፣ ለመኮረኒ ለመስራት እንዲሁም ለብዙ ግልጋሎቶች የሚውል የጥራጥሬ ዘር ነው።

ይህ ህግን ለማስከበር የምንጠቀምበት ነው። የመጀመሪያው በዳኞች የምትያዘው ዱላ ናት። ሁለተኛው ደግሞ ፖሊሶች በብዛት ወንጀለኞችን የሚይስሩበትየእጅ ካቴና ነው።

ይህ ዳቦ በብዛት ቤት ዉስጥ የሚዘጋጅ እናቶች ለልጆቻቸው የሚያዘጋጁት ዳቦ ነው ይህም በብዛት ለቁርስ እንዲሁም ለመክሰስ ለልጆች የሚውል ምግብ ነው ከስንዴ ከፊኖ ዱቄት እንዲሁም ከተለያዩ ዱቄቶች ይዘጋጃል

ይች ሴት ህግ አስከባሪ ትራፊክ ፖሊስ ናት። የትራፋክ ፍሰቱን ለማቀላጠፍና አደጋን ለመቀነስ ተግታ የምትሰራ የትራፊክ ፖሊስ ናት። ህግን በማስከበር መኪናዎችን ፣ሰዎችን ቅድሚያ እንዲሰጡ የምታደርግ የትራፊክ ፖሊስ ናት።

ይህ የተለያዩ የወጥ አይነቶቶችን በመጠቀም ሽሮ፣ ድንች፣ ካሮት ፣ምስር የተለያዩ እንቁላልን በመጠቀም እንጀራ በግብአትነት በመጠቀም የሚመገብ በብዛት ኢትዮጵያ ውስጥ የሚታይ የምግብ አይነት ነው።

ይህ በደሴ ከተማ የሚገኝ ደሴ ሙዚየም ነው ። ሙዚየሙ የተለያዩ በወሎ አካባቢ የሚገኙ ቅርሶችን በአንድ አጠቃላይ የያዘ ስለሆነ ለመጎብኘትም ሆነ ጥናትና ምርምር ለማድረግ ምቹ ቦታ ነው ።

ይህ የሙዚቃ ተጫዋች ማዲጎ አፈወርቅ ይባላል። በህይወት የለም የተለያዩ ቆንጆ ባህላዊይም ዘመናዊይም ሙዚቃ በመጫወት ይታወቃል። ኢትዮጵያ ካጣቻቸው ድቅ ተጫዋቾች ድቅ የሙዚቃ ሰዎች ውስጥ አንዱ ነው።

ይህ ባህላዊ ውዝዋዜ የአገው ባህላዊ ውዝዋዜ ነው። የአገው ባህላዊ ውዝዋዜ በጣም የሚያምር ማራኪና ሰዎችን ሊያነቃቃ የሚችል የባህላዊ ውዝዋዜ ወይም ጭፈራ ነው። ሴቶች ይህንን እያሳዩ ነው።

ይህ የዛፍ አይነት በተለይ በባህር ዳር አካባቢ ሰሌን በመባል ይታወቃል። ይህ ዛፍ እጂግ ማራኪ፣ ውብ ገጽታ ነው። የሚሰጠው ለአካባቢው በብዛት መንገዶች ዳር ላይ ለመብቀልም ረጂም አመታት ይወስድባቸዋል።

ይህ ቾኮሌት ነው። ቾኮሌቱም በብዛት በሱፐር ማርኬት ውስጥ ነው የምናገኘው። እጅግ በጣም ጣፋጭ የሆነ ሚልክ ቾኮሌት ነው። በጣም ተወዳጅ ሲበሉትም ደስ የሚል ቆንጆ ጣዕም ያለው ቸኮሌት ነው።

ይህ ለተለየ ፕሮግራም ወይም ዝግጅት በጣም በርካታ ሰዎች የሚታደሙበትን ቦታ ማስዋብና ማስጌጥ ስራ ነው። ይህ በጣም ቆንጆ ያማረ እንዲሆን የተለያዩ ግብአቶችን ተጠቅመዋል። አበባዎችን፣ ሻማዎችን፣ ወንበሮችን፣ ሰሀን፣ ሶፍት የተለያዩ ነገሮችን በመጠቀም ያሳምሩታል።

ይህ የመኖሪያ መንደር ነው በብዛት በሀገራችን ኢትዮጵያ እንደዚህ አይነት መንደሮች በብዛት ይገኛሉ ለአጥርነት የተጠቀሙት እንጨት እና የባህር ዛፍ ተክልን ነው ቤቶች ይታያሉ በጣም ያማረና ምርጥ ጉርብትና የሚገኝበት አካባቢ ነው

በምስሉ ላይ የምንመለከተው የፋሲል ግንብ ነው። የፋሲል ግንብ በአዲስ መልክ ታዲሶ እንደዚህ አይነት ውብ እና ማራኪ ገፅታ እንዲኖረው ተደርጎ ተሰርቷል። ፋሲል ግንብ በአፄ ፋሲለደስ ዘመነ መንግስት የተገነባ የቤተ መንግስት ብዙ ነገስታት የነገሱበት ቤተ መንግስት ነው።0

እነዚህ ቆንጆ የኢትዮጵያ ባህላዊ ልብስ የማስጌጫ የመዋቢያ የፀጉር ስራ ያአለባበስ ስርአትን በደንብ የተከተሉ በጣም ቆንጆ እና በአንድ ማህበረሰብ የሚገኙ ሴቶች ናቸው።

ይህ የእንጨት ዉጤቶች ዉስጥ አንዱ የሆነ ጠረጴዛ እና ወንበር ይገኛል። ይህ ጠረጴዛና ወንበር በብዛት አንድ ላይ ተሰብስቦ ለመመገቢያነት የሚያገለግል በዉስጡም 8 ወንበሮችን የያዘ በርከት ብሎ ሰብሰብ ብሎ ለመመገብ አመቺ ጠረጴዛ ነዉ።

ይቺ በምስሉ ላይ የምንመለከተው ቆንጆ ህፃን ፀጉር ነው። ፀጉሯ በጣም ያምራል። በስርዓት የተያዘ ነው። ይህም ህጻናትን በተለያየ ፀጉር አያያዝ በማስያዝ ማሳመር እና ቆንጆ ማድረግ እንደሚቻል የሚያሳይ ፎቶ ነው።

እነዚህ እናቶች የተለያዩ ነገሮችን በትንሽ ዋጋ የሚሸጡበት ቦታ ነው ።ሽንኩርት፣ ድንች፣ ጎመን፣ ዶሮ ሁሉንም አይነት የመጠቀሚያ እቃ በቀላል ዋጋ የሚገኝበት ቦታ ጉልት ይባላል።

የአገራችን ኢትዮጵያ የክርስትና እምነት የሚያንፀባርቅ የክርስትና እምነት አልባሳትን የሚያሳይ እንዲሁም የተለያዩ የመገልገያ ዕቃዎች ያሉበት ልብስ እንዲሁም የመገልገያ ዕቃ የምንመለከትበት ምስል ነው።

ይህ ቤት ከጭቃ የተሰራ የጭቃ ቤት በመባል የሚታወቀ ቤት ነው ።ቤቱን ለመስራት ጭቃ በማቡካት ጭድ በመጨመር እንዲሁም እንጨትን እና ቆርቆሮን በግብዐትነት በመጠቀም ቆንጆ አድርጎ መስራት የምንችለው ቤት ነው ። ይህም በሃገራችን በብዛት የተለመደ የቤት አሰራር ነው ።

በምስሉ ላይ የምንመለከታቸው የውሀ ተወዳዳሪዎችን ነው። ውሀ ዋና ተወዳዳሪዎችን ነው። እንዳይገናኙ በመሀል በመሀል መስመር መስመር አላቸው። ይህንን መስመራቸውን በመጠበቅ በመሄድ የውድድሩ አሸናፊ ለመሆን ቶሎ ቶሎ እየኋኙ ይገኛሉ።

ይህ ተንጠልጣይ ድልድይ በመባል የሚታወቅ ሲሆን ሰዎች ከአንዱ አቅጣጫ ወደ ሌላ አቅጣጫ ለመሻገር ይጠቀሙበታል ። በብዛት የሚገለገሉበት አሉ ። በሀገራችንም በተለያዩ አካባቢዎች በብዛት እንደዚህ አይነት ድልድዮች ይገኛሉ ።

በምስሉ ላይ የምንመለከታት እጅግ በጣም ተወዳጅ አጋፋ ታሪካዊ ሙዚቃዎችን በመጫወት የምናዉቃት የምንወዳት እጅጋየሁ ሽባባዉ ትባላለች። እጅጋየሁ ሽባባዉ ስራዎቿ እጅግ በጣም ተወዳጅ እና ዘመን የማይሽራቸዉ ናቸዉ።

ይህ አገልግል በመባል የሚታወቅ በትእዛዝ የሚሰራ ለብዙ ሰው የሚሆን ብዙ ሰው በአንዴ ሊያስተናግድልን የሚችል ብዙ የምግብ የወጥ ዓይነቶችን አቅፎ የያዘ አገልግል በመባል የሚታወቅ የ ምግብ ዓይነት ነው።

ይህ በምስሉ ላይ የምንመለከተው የዶሮ እርባታ ነው። የዶሮ እርባታ በተለያየ አካባቢ የእንቁላል ደሮና የስጋ ደሮ በመባል ለሁለት ተከፍለው ያድጋሉ። እነዚህ በአገራችን ወጣቶች ተሰባስበው በብዛት የሚሰሩት ጥሩ የገቢ ምንጭ የሆነ ስራ ነው።

እነዚህ በምስሉ ላይ የምንመለከታቸው በኢትዮጵያ የገጠራማው አካባቢዎች የሚገኙ የእርሻ ስራ በማከናወን ላይ ይገኛሉ። ይህ ቁፋሮ የተለያዩ አትክልቶችን ለመትከል ቅድመ ዝግጅት እያደረጉ ይገኛሉ። ይህም በስፋት በገጠሪቱ አካባቢዎች የተለመደ ነው።